ኩሪፍቱ ሪዞርትና ስፓ በሀገራችን በተለያዩ ቦታዎች በባህር ዳር በቢሾፍቱ በደብረ ዘይትና በተለያዩ ቦታዎች የተሰራ ይሆናል ይህም ደረጃውን የጠበቀ በተለይም ደግሞ ብዙ ጊዜ ቱሪስቶች የኢትዮጵያን ውበት ማየት በሚፈልጉበት ጊዜ ለዛ እንዲሆን ተብሎ የተሰሩ ቦታዎች ናቸው።

የአቢሲኒያ ባንክ የራሱ የሆነ ሞባይል ባንኪግ የሚጠቀም ሲሆን ይሄም ገንዘብን እንዲሁም የተለያዩ እንቅስቃሴወችን በገንዘብ ዙሪያ ያሉ እንቅስቃሴዎችን ሰወች በስልካቸዉ እንዲያከናዉኑ የሚረዳ የባንክ መተግበሪያ መንገድ ነዉ።

ግራንድ ሆቴል አሁን ላይ አገልግሎት መስጠት ቢያቆሆም በሰዓቱ እጅግ ትልቅ ከሆኑት እና በባህር ዳር ውስጥ ከሚገኙ ትላልቅ ሆቴሎች መካከል በቀዳሚነት የሚጠቀስ የነበረ ብዙ አገልግሎቶችን ስሰጥ የነበረ የሆቴል አይነት ነው።